የምንመለከታቸው የተለያዩ የጥበብ የሽመና ስራዎች ሲሆኑ ሁሉም ሰዎች አንድ ላይ በመሆን የሸመናን እየሰሩ እንመለከታለን የተለያዩ የክር ጥለቶችን ለመስራት እንጠቀምበታል።

ከላይ በምስሉ ላይ የምመለከተው አንድ የዘመናዊ ባኞ ቤት ውስጣዊ ክፍል ሲሆን፤ ይህም የፊት መታጠቢያ ቦታን የሚያሳይ እና ከጎን ደግሞ የመጸዳጃ ቦታ የሚያሳይ የባኞ ቤት ክፍል ነው። እናም አሰራሩ እጅግ ዘመናዊ ነው።

ከላይ በምስሉ ላይ የምንመለከተው ብዙ ግዜ ትላልቅ ሰዎች የሚያዘውተሩአቸው ከዛም በተጨማሪ ፎርማል የሆኑ ሰዎች የሚለብሳቸው የጫማ አይነቶች ሲሆኑ እነዚህም ጫማዎች ከቆዳ ምርት የተሰሩ ጫማዎች ናቸው።

ከላይ በምስሉ ላይ የምንመለከተው እጅግ ውብ በሆነ ዲዛይን የተሰራ በሀገራችን የተለያዩ ቦታዎች ላይ ለእንጀራ ማስቀመጫነት እንዲሁም ደግሞ ለጋራ መመገቢያነት ሰዎች የሚጠቀሟቸው የሞሰብ አይነት የሚያሳየን ምስል ነው።

ከላይ በምስሉ የምንመለከተው በከተማችን ባህርዳር የሚታወቀው ትልቁ ሆቴል ውስጥ አንዱ ሲሆን የጃካንዳ ሆቴል ሲሆን ይህም ጥራቱን የጠበቀ ብዙ ቱሪስቶች ለማረፊያነት የሚጠቀሙት የሆቴል አይነት ነው።

Coppership bank of abyssin bank of oromia mobile banking oromia ስራ ባንክ ባል የሚታወቀው ባንክ ኦሮሚያ ህብረት ስራ ባንክ አገልግሎትን በሞባይል እንዲያገኙ የሚያደርግበት የሞባይል ባንኪንግ አገልግሎት ነው

አብዛኛውን ሴቶችና እናቶች የሚጠቀሙት በተጨማሪም ለጤና ለብዙ የሆነ የመጣ አይነት ነው

ከላይ ቬንሱ ላይ የምንመለከታው ያአንዲስስፃ ሊዙ እን ጸጉር ሲሆን ይህም ጻጉር እጅግ በጣም የሚያምር ጥቁርቀለኝ ያለው በሚያምር መልኩ ተሰርቶ ቀጫፉክርል ሰርቶ እንመለከታለን ይህንኙም ስርይት ካስጓይም ደግሞ እሳቱ በመዋባል ሊንጠረዋለን፡፡

ከላይ በምስሉ ላይ የምንመለከተው የአቢሲኒያ ባንክ የአፖሎ መተግበሪያ ስም የሚያሳይ ሲሆን ይህም ሰዎች በቀላሉ ይህም መተግበሪያ በመጠቀም ብርን ለማስተላለፍ ወይም ደግሞ ግብይቶችን ለመፈፀም የሚረዳ ነው።

ከላይ በምስሉ የምንመለከተው በቲማቲም ፣ቃሪያ ፣እንዲሁም በሽንኩርት ተጠቅሞ እጅግ በሚጣፍት መልኩ የሚሰራ የፍርፍር አይነት ሲሆን ይህም ገና በመሰራት ላይ ያለ ፍርፍር ምስሉ ያመላክታል።

ከላይ በምስ ላይ የምንመለከተው በሀገራችን በባህላዊ መልኩ የሚዘጋጀው የቡና ማፊያ ጀበናንት ሲሆን ነዚህም ጀበናዎች ለርየጭ ለሚመስል መልኩ በታጠራ መሰልቃ ላይ ተሰብስበው እናያለን።

ከላይ በምስሉ ላይ የምንመለከተው የፀጉር አሰራር አይነቶች አንዱ የሆነውን የዞንግዚንግ በተለይም ዝናብ ማወቅ ላይ ሴቶች ውስጥ የቁጥርጥር የፀጉር አሰራር አይነት ነው።

ከላይ በሚስ ላይ የምንመለከተው መጽሐፍ እሽፋን ሲሆን ይህ መጽሐፍ ስሙ አንድፈርስም አንድታደስም የሚልናው እናም በምስ ለ እንደምንመለከተው የልብስማንጠል 2ያለች ሲሆን ዚን ላይ ተለያዩነት የኮፍሊነቶች ተቀምጦ እናያለ

ከላይ በምስሉ ላይ የምንመለከታቸው ቢጫ ቀለማትን የተቀቡ መኪኖች ብዙ ጊዜ የአየር መንገድ ሰዎች ከአየር መንገድ ወደ ሌላ ቦታ ወደሚፈልጉበት ቦታ ለማድረስ የሚሰማሩ የመኪና ዓይነቶች ናቸው።

ከላይ በምስሉ ላይ የምንመለከታቸው በርከት ያለ ቁጥር ያላቸው ሴቶች አንድ ላይ በመሆን መሬቱን በመቆፈር ላይ እናለን እኒህም ሰዎች ይህን እያደረጉ ያሉት መሬቱን አትክልት ለመጥከል ምቹ ለማድረግ ነው።

ከላይ መምሱ ላይ የምንመለከታው በእፅዋት ዓይነጽ ነሆን ይህ እጽዋት አ ቀጫጭን ግንዶች ከዛን በተጨማሉ ደግሞ በትናንሽቅርንጫፎች ላይ የበቃሉ አነስ ያሉ ቅጠሎች እና ሚመምሩ አቦቹ አሉት

ከላይ በምስሉ ላይ የምንመለከተው ባንዲራ ወይም የአንድ ክልል መለያ የጋንብላ ክልላዊ መስተዳደር ባንዲራ ሲሆን፤ ይህም ክልል ኢትዮጵያ ካሉ የተለያዩ የክልል መሰተዳደሪያዎች ውስጥ አንድ ክልል አይነት ነው።

ከላይ በምሱል ላይ የምንመለከተው የተመጣጣነ ምግብን አንድ ላይ አካቱ የያዘ የምግባ አይነት ሲሆን ይህም አትክልትን ጋርሆም ደግሞ እሩስ ለምትደማቤት አትካሩትን አንድ ላይ የያዘ የምግባአይነት እንመለከታለም።

ከላይ በምስሉ ላይ የምንመለከጠው አንድ በጣና ሀይቅ ላይ የሚገኝ ደሴት ሲሆን ይህ ደሴይት ለዩ ላይ በጣም ብዙ ዛፎች ያሎች ለይታ አጅግ በጣም የሚያምር ዙራውን በጣና ሀይቅ የተከበበ ተራራማ አተቃማመጥ ያለው ደሴት ነው።

ከላይ በምሱ ላይ የምንመለከታቸው በንድ የመኖራ ሰፐር ውስጥ የተለዩ ምርቶችን ይዘው ወይንደሆን በተለምደጉሊት የሚንረው የተለዩ አትክልት እና ፍራፈሪዎች መሻጫ ቦታ ላይ የተለያዩ ምርቶችን ይዘው ወጡን አጋዶችን እናያመን